የተለያዩ የፍራፍሬ አይነቶች ማንጎ ሙዝ ፓፓያ እንድሁም የተለያዩ የፍራፍሬ አይነቶች ሙዝ ሎሚ ብርቱካን ያሉበት ያሉ ሲሆን እነዚህ ደግሞ ለጤና ጥቅም የሚያገለግሉ ናቸው።

ከእርቀት ሰዎች ቤት እያፈረሱ ተማሪ ሰዎች ደግሞ ከቦታ ቦታ በአስፓልቱ እየተንቀሳቀሱ አይሱዙ መኪና ደግሞ ከቀኝ ወደ ግራ እየሄደ ይታያል። ይሄ ቦታ እንቅስቃሴ የሚያምር እና የሆነ የገበያ

በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ በተለያየ አገልግሎት የሚውል በተለይም መንፈሳዊ አገልግሎት የሚሉ ቆሎ ተማሪዎች የሚሰሯቸው ትንንሽ ጎጆዎች ሲሆኑ እነዚህ ደግሞ እንደየ አቅማቸው የተማሪዎችን የመያዝ አቅም አላቸው።

በአረንጓዴ እፀዋት ያሸበረቀ ነዉ።

አውቶቢሶች ተሰብስበው አገልግሎት ለመስጠት ወይም ተሽከርካሪዎች ሲሆኑ ሰዎች አንድ አካባቢ ተሰብስበው ይገኛሉ እነዚህ ሰዎች የመኪናው ሹፌር ረዳት ወይም ተሳፋሪ በመሆን የሚያገለግሉ ሰዎች ናቸው።

ይህ በመስሉ ላይ የምትመለከቱት የተለያዩ የልጆች የልደት ቀን ለማክበር በራሳቸው ላይ የሚደፉት ማስጌጫ ናት። የተለያዩ የሳህን አይነቶች አሉ የተለያዩ የልደት ቀን የሚያከብሩበት ስእል ይታያል።

የተለያዩ ሰዎኦች ተሰብስበው ባንዳ አካባቢ ላይ የተለያየ የሀበሻ ምግቦች አዝዘው እየተመገቡ ናቸው። እንዲሁም ደግሞ ፎቶ ለመነሳት በሚመስል መንገድ ወደሆነ ነገር በአንድ ላይ እየተመለከቱት ይታያሉ።

ይህ በምስሉ ላይ የምትመለከቱት የጭነት መኪና ነው። የተለያዩ ለህል ሰብል የሚያገለግሉ መዳበሪያችን ተጭኖ እየተንቀሳቀሰ ይገኛል። መዳበሪያዎቹ በጣም ብዛት ያላቸው ናቸው። መኪናውም ትልቅ መኪና ይመስላል። ባሻጋሪ ሰማዩ ጉም አዝሎ።

በምስል ላይ የተጫነች ግመል አለች

ይህ የፍራፍሬ አይነት ሲሆን ሰዎች ፍራፍሬውን ለመግዛት ተሰብስበው ይታያል እንዲሁም ፍሬው ተንጠልጥሎ አቮካዶ ብርቱካን ፓታያ እንዲሁም አፕል አንድ ላይ ተሰብስቦ ሰዎች በዙሪያው ቀርበው ይታያሉ።

ላይ የምትመለከቱት ህጻናቶች ተሰብስቦ ትምህርት ቤት ውስጥ እየተማሩ እንዲሁም መምህራን ላይ ቁማ ትታያለች ቢጫ ቀለም ያለው ኢንፎርሜሽን ሲሆን የተለያዩ አላቸው

ይህ በምስሉ ላይ የምትመለከቱት ቤት የተጀመረ ቤት ሲሆን ገና እንዳልተጨረሰ ያሳያል ይህ ደግሞ ግርግዳው ደግሞ አምስት ኮለን መቆሚያ ከኋላ ሰማያዊው ሰማዩ የጠራ ሰማይ ይታያል።

አምስት ሰዎች የቆሙ ሲሆኑ የመጀመሪያው እና ሦስቱ ሰዎች መነፅር ያላደረጉ ሶስታቸው ደግሞ መነፅር ያደረጉ እንዲሁም ከቀኝ ወደ ግራ ስንሄድ ነጭ ወይም ደግሞ ቡኒ ዓይነት ከለር የተለያየ አለባበስ አይነት ያላቸው ናቸው።

የኢትዮጵያ የመከላከያ ሠራዊት አባል የሆነ ከሁለት ሴቶች ጋር አንድ ላይ እየበላ ተሰብስበው በምስሉ ተመልክቷል። የተለያዩ የመከላከላቶችም እንደቆመው ታስታውራ እንዲሁም የተለያዩ ነገር እያደረጉ እንደሆነ ይታያል።

ይህ መጽሐፍ ዓለመኖር የሚለው የመጽሐፍ ግርባብ ነው መኖር የሚጀምረው ዓለመኖርን ከመፍራት ነው የሚል ጽሑፍ አለሁ ከላይም ዓለመኖር የሚለ የመጽሐፍ ውርስ አለ ቃይ ቢጫ እና ነጭ እንዲሁም ጥቁር ቀለም አለሁ እጅ ስዕል ከኖለይ ካለችው ምልክተ ያሳርፋል።

ቢጫ ቀላም ተመሳሳይ ልብስ የለበሱ እንዲሁም ደግሞ ሰማ0ዊ ሱሪ የለበሱ ተማሪዎች ይታያሉ። በክፍል ውስት ተሰብስበው የሆነ የቤትስራ ወይም ደግሞ የክላስ ስራ እሰሩ እንደሆነ ያስታውቃል። ተማሪዎቹ በፊት ለፊት መስኮቱ ክፍት ነው።

ጥቁር ካንገቷለ አድርጋ መነጸር ለብሳ ካፊቷን ማይክ አስቀምጣለች ይቺህ የኢዮጵያ ቅርሞዋጥ ፕሬዝዳንት ሳለወርቅ ዘዴ ናት ይቺህ የኢትዮጵያ በለብዙ ሰዓት እና የመጀመሪያዋ ሴት ፕሬደንት እንደሆነችም ይነገራል፡፡

ይህ ካምቢ የሚል የሱፐርማርኬት ምርት ማስታወቂያ ሲሆን የተለያዩ ጽሑፎች አሉት እና ለሕፃናቶችም የሚመከር ካምቢ ወይም ደግሞ ኮምፎርት ቢት የሚል የተለያየ ሱፐርማርኬት የቃይነት ነው።

ቃሪያ ቲማቲም ሎሚ ብርቱካን እንድሁም ደግሞ የተለያዩ ሸቀጣ ሸቀጦች መቱን ተዘርግተው አሉ። እንድሁም ደግሞ የተለያዩ የመንገድ ዳር ስራ የሚሰሩ ሰዎች በዙሪያው ይታያሉ።

ጤና ተቋማትን ማሻሻል ጤና ተቋማትን በሰው ሃይል እና ግብአት በማሻሻል አገልግሎት ለመስጠት እየተሰራ ነው። ጤና ሚንስቴር ዶክተር መቅደስ ዳባ ህጋዊ የተባለ ስምምነት መፈራረማቸውን የቱርክ ፕረዚዳንት ጣኢብ ኤርዶሃን ተናገሩ።

ዶክተር አብይ አህመድ ከመሃል በመቀመጥ የተለያዩ ሰዎችን ሰብስቦ ስለተለያዩ ነገሮች እያወሩ ይመስላል ባንዲራው ይታያል እንዲሁም ደሞ አበባ እንዲሁም ደግሞ የተለያዩ ጌጣጌጦች ዙሪያውን ይታያሉ።

ይህ የፀደይ ባንክ አርማ ሲሆን ፀደይ ባንክ የሚል በእንግሊዘኛና በአማርኛ ፅሁፍ ያለው ሲሆን አበባ እንዲሁም ደሞ አረጓዴ ወደሰማያዊ ቀለም የተጠጋ የአርማ ምልክት አለው ይህ ደሞ የፀደይ ባንክ አርማ ነው።

ይህ በተለይ በወልቃይት እና በትግራይ ክልል በአማራ እና በትግራይ ድንበር የሚገኝ ሲሆን ቁልቋል የሚባለው ተክል ሲሆን በምግብነት የሚጠቀሙበት ነው። እሾሃማና ለጤና ደግሞ ተስማሚ ወይም ደግሞ ለበሽታ ተከላካይ የሆነ የአትክልትና የእጽዋት አይነት ነው።

አምስት ሰዎች በመሆን አንዷ ነፍሰጡር ናት አራት ቀይ ቢጫ አረንጓዴ ብርድ ልብስ በመልበስ ልጆቻቸው እና ባልና ሚስቶች የተነሱት ከጀርባቸው ደግሞ የሚያምር ግድግዳ ያለበት እና በተለያዩ የእጽዋት አበቦች አይነት ያሸበረቀ ነው ።

ከላይ ቆብ በማድረግ ከታች ደሞ የኢትዮጵያን የመከላከያ ራዊት ልብስ በመልበስ ከትከሻቸው ላይ የኢትዮጵያን ባዲራ ከፊታቸው ደሞ የተለያዩ ነገሮችን በማድረግ የኢትዮጵያ መከላከያ ሰራዊት ናቸው።

የቢራ ቅራሬ ወይም ድራፍት የምንለው ሲሆን ይህ ደግሞ ሰዎች ሰብስበው የደስታቸውን ቀን ወይም ደግሞ የተለያየ ባህላትን ለማክበር በአንድ ላይ በመሆን በመጠጣት ላይ የሚታይ ምስል ነው ።

ኩንታል ተሸክሞ የሚሄድ እንዲሁም ደግሞ የተለያዩ እቃዎችን ተሸክሞ የሚንቀሳቀስ ሰው አለ። ከጀርባ ደግሞ መኪና ወደፊት እየተጓዘ ይታያል። እንዲሁም ደግሞ ጎማ ወይም ደግሞ የተለያዩ ሸቀጣሸቀጦች በዙሪያው አሉ።

ዳሽን ባንክ የሚል የአማረኛ ጽሁፍ እንዲሁም ደግሞ ዳሽን ባንክ የሚል የእንግሊዘኛ ጽሁፍ ያለው ሲሆን፤ የዳሽን ባንክ አርማም ይታያል በሰማያዊ ከለር እና በጥቁር ከለር የተጻፈ የአማረኛ እና የእንግሊዘኛ የዳሽን ባንክ አርማ ነው።

በኢትዮጲያ ኦርቶዶክስ ተዋህዶ በአብዛኛው ጊዜ የምጠቀሙት ሲሆን ይህም ደሞ ከከብት ቆዳ እንዲሁም ደሞ ከተለያዩ የእንጨት አይነቶች የሚዘጋጅ ከበሮ የምንለው ባህላዊ የሙዚቃ እና እንዲሁም ለመንፈሳዊ አገልግሎት የሚውል መሳሪያ ነው።

የተለያዩ የሞባይል አይነቶች መቱን በመቀመጥ የአፕል ፣ የቴክኖ ፣ የሳምሰንግ ፣ የሂዋዌ ፣ የኪንግ ፣፣ የዚቲ ፣ የእስማድል አንድ ላይ በመሰብሰብ እንደ ማስታወቂያነት በመሆን አንድ ላይ ተሰብስበው የተለያዩ የሞባይል አይነቶች ይገኛሉ ።

ዶሮው እንቁላል በመጣል የምትራባ የቤት እንስሳ ስትሆን ለምግብነት የምታገለግል እንዲሁም ደግሞ እንቁላል ለተለያዩ የጤና ገንቢ በመሆን የሚያገለግል የቤት እንስሳ ናት። ዶሮ እንቁላል በመጣል እና በማርባት

ጠጅ የሚባል ከማርና ከተለያየ ነገር የሚዘጋጅ በጣም ጣፋጭና የኢትዮጵያ ባህላዊ መንገድ የሚዘጋጅ ጣፋጭ የሆነ ቢጫ ቀለም ያለው ከማር የሚዘጋጅ ጠጅ ይባላል። ጠጅ በተለያየ ጠርሙስ አይነቶች የተያዘ።

ይህ ማስታወቂያ ብራይት ጌምዞን ሰው ለሰው ባርና ሬስቶራንት ሰው ለሰው ባርና ሬስቶራንት የሚል በአማረኛ እና በእንግሊዘኛ የተጻፈ የተለያዩ የማስታወቂያዎች ስብስብ አንድ ላይ በመሆን አንድ ላይ ተቀምጠዋል።

ይህ የኢትዮጵያ ገጠራማ አካባቢ ሲሆን የተለያየ እርከን የሚባል ነገር የተሰራ ሲሆን እርከን ደግሞ አፈር እንዳይሸረሸር የሚያገለግል የአፈር መከላከያ አይነት ሲሆን፤ ይህ በተለያዩ ገጠራማ ዳገት አካባቢዎች ይሰራል።

የፌደራል ፖሊሶች የተለያዩ ሰዎችን በመፈተሽ ለይ ይታያሉ። ሰውዬው በአንድ እጁ ስልክ ይዞ ፖሊሱ ሲፈትሸው ይታያል። ፖሊሱም ነጭ ማስክ ያደረገ ሲሆን ተፈታሹ ደግሞ በቀኝና በግራ ስልክና ማስታወቂያ ይዟል።

የተለያዩ መብራቶች አንድ ላይ በመሰብሰብ ከኋላ ይታያል። መብራቶቹ በድምቀታቸው በግራ በኩል የምትታይ ሴት አለች። የተለያዩ መብራቶች በተለያየ መልኩ ተቀምጠው ለቤቱ ውበትና ማራኪ።

የተለያዩ ሰዎች አንድ ላይ በመሰብሰብ ፖሊሶች እና የፌዴራል ፖሊሶች እንዲሁም ደግሞ የሰላማዊ ሰልፍ በሚመስል መንገድ የተጣሉ የሚመስል ሰዎች የተለያዩ ዱላዎችን አንድ ላይ በመያዝ ፖሊሶች ደግሞ እነሱን ለማረጋጋት የሚሞክሩበት መንገድ።

ሉል ሲሆን፤ የአለምን ካርታ በክብ መልኩ እና በጣም ትክክለኛ በሆነ መንገድ ከወረቀት ካርታ ይልቅ በሉል ትክክለኛ የምድርን አቅማመጥ የሚያሳይ እንዲሁም ደሞ ርቀት እና ቦታዎችን በትክክል የሚያሳይ ነው።

የተለያዩ የኢትዮጵያን ባህልን የሚወክሉ የድሬዳዋን፣ የሃረሪን፣ የጎንደር እንዲሁም የተለያዩ የባህላችንን የሚወክሉ የኢትዮጵያ ተማሪዎች የተነሱት ፎቶ ነው። ይህም ደሞ በጎንደር አካባቢ የተነሱት ፎቶ ነው።

በጦርነት ሰአት እራሳቸውን ከጦርነት ለመከላከል የሚሰሩት ከድንጋይና ከአፈር እንዲሁም ደግሞ ከተለያዩ ነገሮች የሚሰራ ራስን ከጥይት ወይም ደግሞ ከጥላት ለመከላከል የሚሰራ ምሽግ ብለን የምንጠራው አሰራር ነው።

አቡነ አረጋዊ ዘደብረ ዳሞ የሚል ከላይ የተፃፈ ጽሁፍ ያለው ሲሆን መልአክ ቅዱስ ሚካኤል አቡነ አረጋዊ ዘደብረ ዳሞን ከመሬት ወደ ላይ ወደ ደብረ ዳሞ ገዳም ለመውሰድ የሚያሳይ

በገጠራማ አካባቢዎች በሸክላ የሚቀዳ ውሃ ሲሆን ደግሞ ቧንቧ ነው። ከቧንቧ ስር ብዙ የሸክላ እቃዎች አሉ። ከሸክላው አጠገብ ሀለት ሀጻኖች ይታያሉ። ከህጻናቶቹ አካባቢ ደግሞ ሴቶች ወይም እናቶች ውሃ እየቀዱ ይታያሉ።

የእመቤታችን ስዕል የተለያዩ የሀዋርያቶች ስዕል እመቤታችን ጋር በዙርያዋ ከበው የተለያዩ ዝማሬና የዜማ አገልግሎት እየሰጡ እንዲሁም ደግሞ መላእክታንም ከላይና በታች ሆነው ይታያሉ።

የተለያዩ የመብራት አይነቶች ዙሪያውን የከበቡት ሲሆን ቤቱ ደግሞ በጣም የሚያምርና ሁለት ሰዎች ከርቀት ይታያሉ። ከሰዎቹ ጀርባ ደግሞ የነጭ አይነት እንድሁም ደግሞ የሰማያዊ አይነት መብራት እየበራ ይታያል። የተለያዩ ነፋፊቶች ተንጠልጥለው ይታያሉ።

ሰውየው ፍራሽ እየገለበጠ የመውጫ ወደአልጋ የመውጫ ሁለተኛ አልጋ የመውጫ የአልጋ መውጫውን እያነሳ ይታያል። ከታች ደሞ አበባ የተለያዩ የሚያምር ጠረጴዛዎች እንዲሁም ደግሞ ግድግዳው በሚያምር የመስታወት እና የመጋረጃ የተጋረደ ነው።

የዘኒት የቅባት ማስታወቂያ ሲሆን መሀል ላይ ሁለት ሰዎች ያሉ ሲሆኑ ከታችና ደግሞ በቀይና በጥቁር በእንግሊዝኛ ሁለቱም ቦታ ላይ የተጻፈ ጽሑፍ አለ። ይህ የዘኒት ቅባት የማስታወቂያ።

የተለያዩ የቀለማት አቀማመጥ መሰረት የተሰራ ባህላዊ ስፌት ይባላል። ይህ ስፌት በተለያዩ የቀለማት አቀማመጥ ውብ እና አሸብርቆ እንዲታይ ያደርጋል።

የተለያዩ ሰዎች ቆሻሻዎችን በማንቀሳቀስ ወይም በመጫን ላይ ይታያሉ። ሰዎቹ አንድ ላይ በተጠመቀ ቆሻሻ አንድ ላይ ሁነው ቆሻሻውን በማስወገድ ላይ ቆሻሻ የተለያየ ሃይላንድ እንድሁም ደግሞ መኪና ካጠገባቸው

ይህ ነጭ እና ጥቁር በመልበስ አፍ መሸፈኛ በማድረግ ወይም ደሞ ጭንብል በማድረግ ተማሪዎች ትምህርታቸውን እየተከታተሉ ይታያሉ። ከኋላ ደሞ ሁለት ሰዎች ቆመው ተማሪዎችን በመቆጣጠር እና ለመታዘብ

የአፄ ቴዎድሮስ ምስል ሲሆን የጳውሎስ ኞኞ መፅሐፍ ላይ የሚገኝ ፎቶ ነው:: አፄ ቴዎድሮስ ለኢትዮጵያ ትልቅ ውለታ የዋለ በ 18 ኛው መቶ ክፍለ ዘመን ለኢትዮጵያ ትልቅ ዘመናዊነትን የመጣ አርበኛ ነው።

የተለያዩ የእርሳስ አይነቶች አንድ ላይ በመሰብሰብ አንድ ላይ ተቀምተዋል። በቢጫ በቀይ እና በጥቁር ቀለም የተዋቡ የተቀረጹ እና ያልተቀረጹ እርሳሶች መቱን በመሆን ለመጻፊያ የሚያገለግሉ እርሳሶች አንድ ላይ ተቀምጠው ይታያሉ።

ይህ ሲኒ ቡና ተጠጥቶበት ያለቀ ሲኒ ሲሆን የአማረ ጠርምቤዛ ላይ ተቀምጦ ማንኪያ እንዲሁም ማስቀመጫ ራሱ ሲኒ አንድ ላይ በመሆን ይታያል። በጣም የሚያምር እና ውብ የሆነ ማስቀመጫ ሳሃን አለ

የኢትዮጵያን ባንዲራ በመያዝ የተለያዩ አሰልጣኞች በአንድ ላይ ወታደራዊ የአረጋገጥ መንገድ እየተረገጡ በአንድ ላይ በመሆን ባንዲራቸውን ወደላይ በማድረግ ጥቁር ቆብና ቡላ ልብስ በመልበስ ኢትዮጵያዊነትን እየመሰከሩ ይታያሉ።

ይህ በገጠራማ አካባቢ የሚዘራ በአብዛኛው ቦታ የሚጠቅም ከጤና አንጻር ተስማሚ የሆነ የነጭ ሽንኩርት ተክል ሲሆን በነጭ ሽንኩርት መሃል ላይ ደግሞ የሚያልፍ የመስኖ አገልግሎት የሚሰጥ የዉሃ ቦይ ይታያል።

ይህ በኢትዮጵያ በገጠራማው ክፍል በአብዛኛው ቦታ የሚመረት ስንደ የምንለው ሲሆን ስንደ ለተለያዩ አገልግሎቶች ይውላል። ለዳቦ ለእንጀራ ወይም ደግሞ ለተለያዩ የቅመም አይነቶች ያገለግላል።

ይህ የሚያምር የኪነ ህንፃ ውጤት በጣም በሚያምር እና ደስ በሚል መልኩ የተሰራ ሲሆን ከላይ ላይ የመስቀል ምልክት ያለው ስለሆነ የቤተ ክርስቲያን ህንፃ መሆኑን ያሳያል ። ይህ ደግሞ የኦርቶዶክስ ቤተክርስቲያን ተዋህዶ ሊሆን የሚችል ነው ።

ከማሃል አሻንጉሊት በመያዝ የተለያዩ ህጻናቶች አንድ ላይ ተሰብስበው ደስታቸውን ከአሻንጉሊቷ እና መሃል ካለችው ሴትዮ ጋር በደስታ እያከበሩ ይገኛሉ። እንህም ደግሞ ለበዓል ወይም ደግሞ ከትምህርት መልስ

የፋሲል ከነማ ደጋፊዎች ሲሆኑ ቀይና ነጭ ባዲራ በመያዝ ባንድ ላይ በመሆን ደስታቸውን እያከበሩ ይገኛሉ። ከጀርባቸው የአፄ ቴዎድሮስ ሀውልት ከላይ ቆሞ ይታያል። መድፉና የጡሩን ጋሻ በመያዝ።

ይህ የምግብ አይነት ሲሆን የተለያዩ የምግብ አይነቶች አንድ ላይ በመደረግ ከሚያምር ጠረጴዛ እና ከሚያምር ስኒ ላይ በመቀመጥ ላይ ናቸው። ስጋ ዳቦ እንጀራ እንድሁም ደግሞ የተለያዩ ምግቦች አንድላይ በመቅረብ ይታያሉ።

የተለያየ የመጠጥ አይነቶች ተደርድረው የሚገኙ ሲሆኑ አዋሽ፣ ጉደር እንድሁም ደግሞ የተለያዩ የመጠጥ አይነቶች በየደረጃቸው ተቀምጠው ይታያሉ። እንድሁም ከቀኝ ወደ ግራ በመደርደሪያ ላይ ተቀምጠው ይታያሉ።

ነጭ ሽንኩርት ሲሆን ይህ ነጭ ሽንኩርት የተለያዩ የጤና ጥቅሞች የሚያገለግል ሲሆን አብዛኛውን ጊዜ ደግሞ ከቀይ ሽንኩርት የተሻለለጤና አገልግሎት የሚውልይህም በገጠራማው በኢትዮጽያ በአብዛኛው ክፍል የሚመረት ምግብ ነው።

በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋሕዶ በጎንደር ቤተክርስቲያን አጼ ፋሲል ያሰራው ህንጻ ሲሆን በዙሪያው ደግሞ የቆሎ ተማሪዎች መንፈሳዊ ትምህርት ለመማር በሚያደርጉት ትምህርት ቤት የመማር ሂደት የሚሰሯት መማሪያ ቤት ናት።

ይህ መሶብ በቀይ ነጭ እንድሁም ደግሞ አረንጓዴ ሰማያዊ ቀለም የተዘጋጀ የሚያምር ውብና ማራኪ የሆነ የመሶብ አይነት አንድ ላይ ተሰብስቦ ይታያሉ።

ኮምፒውተር እና ቋንቋ ግራፊክስ ዲዛይን ቪዲዮ ኤዲቲንግ የሚል የተለያየ የማስታወቂያ ጽሑፍ ያለበት እንድሁም ደግሞ በጠዋት በሰአት በማታ በቅዳሜና እሑድ የሚል ማስታወቂያም ነው።

ይህ ቤት ሲሆን ከሲሚንቶ እንዲሁም ደግሞ ከአሸዋ በማደባለቅ የሚሰራ ሲሆን ከላይ ደግሞ ቆርቆሮ ቤት አለ ። ቆርቆሮ ቤት ላይ ዲሽ አለ ። ከዲሹ አሻጋሪ የጠራ ሰማይ ይታያል ።

ይሄ ባር እና ሬስቶራንት የሚል የአማርኛ እና የእንግሊዘኛ ጽሁፍ ያለበት ሲሆን በደማቁ በቀይ እና በነጭ መብራት ያሸበረቀ እንዲሁም ከእንጨት በተሰሩ ግድግዳዎች ያማረ ቤት ይታያል።

ይህ በምስሉ ላይ የምትመለከቱት በኢትዮጵያ በገጠራማ አካባቢ በመመረት ባቄላ የሚባለው ምርት ሲሆን በውሃ ከተነሰከረ በኋላ ለተወሰነ ሰአት በማብቀል በማቆየት እንዲደርቅ ከተደረገ በኋላ በእሳት በመጣድ የሚደረግ የምግብ አይነት ነው።

ይህ ለልብስ ስፌት የሚያገለግል ሲሆን የተለያዩ የልብስ አይነቶችን በመስፋት በተለያየ መልክ ወይም ደግሞ በተለያየ ቁመትና ልኬታ የሚሰራ ዘመናዊ የልብስ ስፌት መኪና ነው።

ፓስተራይድ ሾላ ወተት ፓስተራይድ ሾላ ወተት ሾላ ወተት ለጤንነት ፓስተራይድ ሾላ ወተት የሚል የአማርኛ እና የእንግሊዝኛ ጽሑፍ ያለበት የሾላ ወተት ማስታወቂያ ነው።

ይህ ገብስ የሚባለው ገበሬዎች የሚያመርቱ እና ለበሶ ወይም ለተለያዩ ቆሎ አይነቶች የሚጠቀሙት በጣም ተወዳጅና ተወዳጅ የምግብ ዓይነት ለቢራም የሚያገለግል የሰብል አይነት ነው። ይህ ደግሞ በገጠር በአብዛኛው ቦታ የሚመረት ነው።

መሶብ በገና እንድሁም ደግሞ የተለያዩ የመቋሚያ መያዣዎች መቋሚያዎች የተለያዩ ሲኒዎች ወይም ደግሞ የተለያዩ በባህላዊ መንገድ የተሰሩ ጌጣጌጦች አሉ። አበባዎች ከመሶቡ ላይ ተጨምረው ይታያሉ።

ይህ የአጼ ላሊበላ ቤተመንግሥት ሲሆን አጼ ላሊበላ በ12ኛው ክፍለ ዘመን ያሰሩት ጥንትና ድንቅ የተሞላበት መሠረቱ ከላይ ወደታች የሆነ እጹብ ድንቅ የሆነ ቤተመንግሥት ነው። ይህም ደግሞ 12 ቤተክርስቲያናትን የያዘ።

ይህ ቡና ሲሆን ቡና ኢትዮጵያ በአብዛኛው ቦታ የሚመረት እና ወደ ውጭ ገበያ የምታቀርበው እጅግ ውድ እና አስፈላጊ የሆነ የኢትዮጵያ የሀገር በቀል የምግብ ወይም ደግሞ የገቢ ምንጭ ነው።

ይህ በኢትዮጵያ በገጠራማ አካባቢ የድሮ ሴቶች ጥጥን በመፍተል ላይ ይታያሉ፤ እንዲሁም በደስታ እና በተለያየ ነገር ተሰብስበው ጥጥን እየፈተለች ትታያለች።

በተለያዩ የቀለም አይነቶች በተለያዩ የአለላ አይነቶች የተሰራ መሶብ ነው ወይም ደግሞ የተለያዩ ስፌቶች አገልግልም ሊሆኑ ይችላሉ። በጣም የሚያምሩ እና ደስ የሚሉ መቱን ተደርድረው በተለያየ የአቀማመጥ አይነት

ይህ በኢትዮጵያ በባህላዊ መንገድ የሚዘጋጅ መሶብ ሲሆን መሶብን ሰውየው ተሸክሞ ከአንድ ቦታ ወደ አንድ ቦታ በመንቀሳቀስ ላይ ይታያል። ሰንላይት ወይም ደግሞ ለጽዳትና ለግሩም መአዛ የሚል የማስታወቂያ መልክ የተለጠፈ።

ባህላዊ የሙዚቃ መሳሪያ ወይም ደግሞ የዋሽንትን በመያዝ የተለያዩ ሰዎች አንድ ላይ በመሰብሰብ የባህላቸውን ትውስታ እያከበሩ ይገኛሉ። እንድሁም ነጭና ቀይ ሴቶች ነጭና ቀይ በመልበስ ወንዶቹ ደግሞ ነጭና ከራሳቸው ላይ ነጭ።

በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ተዋህዶ የቆሎ ተማሪዎች ለመንፈሳዊ አገልግሎት ወይም ደግሞ መንፈሳዊ ትምህርት ለመማር ስሄዱ የሚሰሯቸው ቤቶች ናቸው። ቤቶቹ ሁለት ሰው ሦስት ሰው በየመጠኑ የሚይዙ ሲሆን ትንንሽ ቤቶች ናቸው።

ይህ ቦታ የመናፈሻ ቦታ ሲሆን ዙሪያውን በተለያዩ አበቦች አይነቶች የተከበበ ሲሆን ሰዎች ከቀኝ ወደ ግራ ፣ ፊት ወደኋላ ብዙ የሰው ብዛት ያለበት ነው ።

በቀኝ ያለ ወንድ ሰውየ በከረባትና በሱፍ የለበሰ በጁ ወረቀት በመያዝ ወረቀቱን እየቀደደ በሚመስል መልኩ ሴትዮዋን ይመለከታታል። ሴትዮዋ ቀይ ካባ በመልበስ ሰውየውን በትኩረት እየተመለከተችው ይታያል።

በገጠራማው አካባቢ በድሮዎቹ ዘመን ሴቶች ምግብ ለማዘጋጀት የሚጠቀሙበት ባህላዊ የእህል መፍጫ መንገድ ሲሆን ይቺ በባህላዊ መንገድ እህሉን እየፈጨች ወይም ደግሞ የድሮውን ታሪክ ለማስታወስ።

የኢትዮጵያ ኦርቶዶክስ ቤተክርስቲያን በመንፈሳዊ አገልግሎት ለማሰልጠን የቆሎ ትምህርት የሚባለውን በመስጠት ናቸዉ። እኒህ የሚታዩት ተማሪዎቹ ሲሆኑ ከቤታቸው በራፍ ላይ በመሆን እያጠኑ ይታያሉ።

የኢትዮ ቴሌኮም ማስታወቂያ ሲሆን የጥምቀት የሞባይል ጥቅል እለታዊ ፣ሳምንታዊ፣ ወርሃዊ የሚል የተለያዩ ጽሁፎች ያለው ሲሆን መልካም የጥምቀት በዓል የሚዘጋጅ ስጦታ ነው።

ይች በምስሉ ላይ የምናያት ሴት ይታዋቂው ዘፋኝ የቴድ አፍሮ ሚስት ነች። አናንተ ከዚህ በፊት ታውቋታላችሁ? ስምዋስ ማን ይባላል?

በኢትዮጵያ ኦርቶዶክስ ቤተክርስቲያን ተዋህዶ የጋብቻ ስነስርዓት ላይ የሚደረግ የጋብቻ ስነስርዓት ነው። ይህም ደግሞ ካባ በመልበስ በቀኝና በግራ በመሆን ባልና ሚስቶቹ መቱን ይታያሉ።

በተለያየ አሰራር መንገድ የተሰሩ ለጌጣጌጥነት የሚያገለግሉ የወርቃማ አይነት ቀለም የያዙ ውብና ማራኪ የሆኑ የጌጣጌጥ አይነቶች መቱን ተደርድረው ይገኛሉ። በአብዛኛው ቦታ በትግሬ ውስጥ ሴቶች ይጠቀሙበታል።

የባህርዳር ከተማ ልማት የሚል የአማራ ጽሑፍ ያለው ሲሆን የልብ ቅርጽ አርማ ያለው ከመሀል ላይ ይታያል በግራ በኩል ደግሞ በምልክት ቋንቋ የምትሰጥ የምልክት ቋንቋ አስተማሪ አለች።